ከሁለተኛው የዓለም ጦርነት በኋላ በምዕራብ አውሮፓ ግዛቶች ውስጥ ድል አድራጊነት ከፍተኛ ተፅዕኖ ያሳደረችው ዩናይትድ ስቴት ዩንቨርስቲዎች ውስጥ ያለውን ትምህርት እንደገና ለማደራጀት እንደዚሁም ፖለቲካዊ ሳይንስን ጐን ለጐን ለማደራጀት ከፍተኛ ጥረት አድርጋለች።

በመረብ ኳስ ጨዋታ ጊዜ ኳስም በተቃራኒ ቡድን ሜዳ ላይ ካላሳረፉ አግኝቶ ማሸነፍ አይቼው ስለዚህ ከከፍተኛ ብቃት ቦታዎች ላይ ዘሎ ኳስን በመምታት ወይም በደቃ ራኔ ቡድን ሜዳ ላይ አስፈላጊ የሆነና በልምምድ መዳበር ያለበት ነው

ይህ በካፒታሊስት ሀገሮች ያለው የፖለቲካ ችግር ፖለቲካ ከገንዘብ መደብ ጋር የተያያዘ በመሆኑ የካፒታሊስት ሀገር መሪዎችና ፓርቲዎች የግዴታ የካፒታሊዝም ወጣት ሳይሆኑ ወደ ተጎታችና ተቀይረዋ ፖለቲካቸውንና ድርጊታቸው የሚወስነው ኢኮኖሚው እንጂ ፖለቲከኞች አይደሉም።

ከመረብ ኳስ ጨዋታ መሰረታዊ ክህሎት ዉስጥ አንዱ መለጋት ነዉ። በመረብ ኳስ ጨዋታ ዉስጥ መለጋት ጨዋታው የሚጀመርበት ነዉ። ኳስ የመለጋት ጥቅሞች ጨዋታውን ለማስጀመር ከጨዋታ ዉጭ የሆኑ ተጨዋቾች እንዲገቡ

ተፈጥሮን እንዳለወጥን ባህል ውስጥ ማስገባት አይቻልም ማኀበረሰቡ የሆነ ተብሎ ከተቀበለው ግን ባህል ሊሆን ይችላል ወይም ያ ተፈጥሯዊ ነገር ከሰው ልጅ ጋር ንግግር ካለው ግንኙነት ሲፈጥር ነው ሂደት የተለያዩ ለውጦች ቢኖረው ሁሉም የባህል ውጤት ነው

በመሰናከሩ የሩጫ ጊዜ የሚቀድመው እግር ጉልበት ሳይታጠብ ብሎ ወደፊት መዘርጋት አለበት ያለው አካል ከሚቀድመው እግር ጋር ወደፊት ያለው ጉልበት በአጠቃላይ ወደ ፊት ለፊት ማለፍ አለበት

በሀገራችን ኢትዮጵያ ያለፈውን ሰባ አመታት ፖለቲካ ስንመለከት አገዛዞቹ ምንም አይነት ፍልስፍናዊ ና ምሁራዊ ይዘት አልነበራቸውም ብሎ አፈን ሞልቶ መናገር ይቻላል ይህም ማለት ግን በየ ሚኒስትሮች ውስጥ የተማሩ ወይም ምሁራት ያላቸው ሰዎች አልነበሩም ማለት አይደለም

ዛሬ የፖለቲካ ፓርቲዎች መስርተናል የሚሉትንና የጦር ትግልም የሚያካሄዱትን ስልትና ዓላማ ስንመለከተ የኢትዮጵያ ባንዲራ የሚያው ልቡ ናቸው ይህ ሁኔታ በአንድ በኩል ጥሩ የሆነው ግን ደግሞ ሂደቱ ወይም ያሰራር ስልቱ እንዲሁም አለመው በግልጽ የማይታወቀ ሆነ የመጨረሻ መጨረሻ ላይ ሁሉን የሚጎዳ ይሆናል

ባዩበት በስንሶማ መሮጥ የልብ እና የደም ዝውውር ብርታትን ለማጎልበት ከሚረዶ የስፖርት አይነቶች አንዱ ሲሆን ይህንንን ስንል እግርን ተራ በተራ ከጉልበት በማጠፍ በፍጥነት እዛው ላይ ወደ ላይ አምስቶ በመመለስ መንቀሳቀስ ነው ይህን ስንሰራ እጃችንም ጨምሮ ምን ላይ ሰውነታችን ክፍሎች ይንቀሳቀሳሉ።

ገመድ መዝለል የልብ እና የሳንባ ጡንጫዎችን ለማዳበር ከሚጠቅሙን የስፖርት አይነቶች ውስጥ አንዱ ነው። ቀላል እንቅስቃሴ ነው። ነገር ግን የልብ እና የሳንባ ስራን ለማጠንከር ትልቅ ፋይዳ አለው። የገመድ ዝላይ የስፖርት እንቅስቃሴ በግል ወይም በ

ኢትዮጵያ ከ1956 እንደ. አውሮፓውያ አቆጣጠር ከመጀመሪያው ኦሎምፒክ ውድድር ተሳትፈው አንስታ እስከ 2021 እንደ. አውሮፓያ አጣጠር በተለያዩ ተሳታፊዎች 58 ሜዳሊያ ያገኘች ሲሆን 23ቱ ወርቅ ነው።

የዱላ ቅብብል ሩጫ ከአጭር እርቀት የሩጫ አይነቶች አንዱ ሆኖ እያንዳንዱ ቡድን አራት ተወዳዳሪ አባላት በመያዝ ይከናወናል እነዚህ የቡድን አባላትም አንድ ዱላ በመቀባበል ስለሚሮጡ ከማንኛውም የሩጫ አይነት ይበልድ ትኩረት የሚስብ ነው፡፡